የትመህርት መገልገያዎች አንዱ የሆነው የ ኮምፒዉተሮች እና የኢንተርኔት አገልግሎት የሚሰጡ ሲሆን ምርመር ለማድረግ እና ዲጂታል እውቀት ለማግኘት የሚያስችሉ ቁሳቁሶች እና መሠረተ ልማቶች ናቸው።

የከተማ የመንግስት ትምህርት ቤቶች ውስጥ የመልቲ ሚዲያ ክፍሎችን ማዘጋጀት ስንል የዲጅታል ክፍሎችን በማስፋፋት ኮምፒውተር ቤቶችን ፣ቤተመጻሕፍሀፍቶችን እና የሳይንስ ላቦራቶሪዎች ማጠናከር መቻልም ነው።

የኢትዮጵያ ትራንስፖርት የኢትዮጵያ ባቡር ትራንስፖርት እና ሎጂስቲክ ኢትዮጵያ የባህር በር ባይኖራትም የባህር ዳርቻ በመርከቦች በኩል በማጓጓዝ በወደቦች በዋናነት ጅቡቲ በማድረስ እና በሃገር ውስጥ የማከፋፈል አገልግሎት ይሰጣል።

መገልገዮች አንዱ የሆነው መድረኮች ናቸው መምህራን የማማሪያ ይዘት የሚያጋሩበትና ተማሪዎች የሚመዘገቡበት ሶፍትዌር ነው።

የከተማ ትምህርት ቤቶች ማለት በአብዛኛው ከፍተኛ የህዝብ ብዛት የተደራረበ የኢኮኖሚ እንቅስቃሴ እና ዘመናዊ መሰረተ ልማት ባላቸው ትላለቅ የከተማ አካባቢዎች ወይም ማዕከላት ውስጥ የሚገኙ ተቋማት ናቸው።

አካላዊና ቁሳዊ መገልገያዎች እና ትምህርት ስርዓቱ አስፈላጊ የሆኑ ህንጻዎችና መሰረተ ልማቶች ናቸው መጽሃፍት የማስተማሪያ ቁሳቁሶች እና የመሳሰሉት ይጠቀሳሉ

የልደት ምዝገባ የሚከናውነው በየደረጃው በሚገኙት የሲቪክስገባ ቢሮዎች በከተሞች በገጠርና ተቋማት ውስጥ እና በሌሎችም ይጠቀሳሉ በአብዛኛው በክፍለ ከተሞች በወረዳ አስተዳደር ስም በሚገኙት ውስጥ ይገኛል

ከትምህርት መገልገያዎች ውስጥ አንዱ የሆነው ቴክኖሎጂ መገልገያ ነው ይህም በዘመናዊ ትምህርት ውስጥ እየጨመረ የመጣ ጠቀሜታ ያላቸው መገልገያዎች ናቸው።

የዩኒቨርሲቲ ትምህርት በሦስተኛ ደረጃ የምናገኘው ሶስተኛ ዲግሪ ፒኤችዲ ወይም ዶክተር ሲሆን የሚወስደውን ጊዜ በአብዛኛው ከሶስት እስከ አምስት ዓመት ወይም ከዚያ በላይ ሊወስድ ይችላል።

የጤና አገልግሎት ተቋማት በሁለት ዋና ዋና ክፍሎች የሚከፈሉ ሲሆን እያንዳንዳቸው የሚሰጡት አገልግሎት ለመጀመሪያው ሆስፒታሎች የሆኑ አደጋ ለከፍተኛ ህክምና ለቀዶ ጥገናና ለረጅም ጊዜ የሚሰጥ ማዕከላዊ የጤና ተቋም ነው።

አዲስ አበባ አዋሽ ድሬዳዋ መንገድ በኢትዮጵያ አዋሳኝ የንግድ መስመር የሚገኝ መንገድ ነው። ሌላኛው አዲስ አበባ ሞጆ የፍጥነት መንገድ ነው፤ ይህ የአገሪቱ የመጀመሪያው ዘመናዊ የፍጥነት መንገድ ሲሆን ወደ ጅቡቲ ለሚሄዱ ትራፊክ ቁልፍ ነው።

የአያን ጭነት ማጓጓዣ ጥቅሞች ውስጥ አንደኛው አስተማማኝነቱ ነው። ይህም በበረራዎች በተደጋጋሚ የሚካሄዱ በመሆኑ አስተማማኝ የማጓጓዣ ጊዜ አለው። ለዚህም ይጠቅማል።

የብሔራዊ መተዋወቂያ ቢሮ ከሆነው አንዱ የክልል የከተማ አስተዳደር ጽህፈት ቤቶች ነው ብዙ ወረዳዎችና ከተሞች ውስጥ የሚገኙ የቀበሌ የወረዳ አስተዳደር ጽህፈት ቤቶች ውስጥ የፋይዳ መተዋወቂያ ምዝገባ ጣቢያዎች ተቋቁመዋል።

የቅድመ ምዝገባ መስፈርቶች መጀመሪያ ከሄዱ በፊት የሚመለከተው ነገር ማሟላት አለባቸው የመጀመሪያው እድሜ ሲሆን አምስት ዓመትና በላይ በባዮሜሪክ መረጃ የጣት አሻራ የፊት ፎቶ በመስጠት መመዝገብ ይችላል።

የልደት ምዝገባ ዋና ከለስናይ የሲቪል ምዝገባ እና ነዋሪነት አገልግሎት ኤጀንስ ይጠቀሳል ይህ የልደት የጋብቻ የፍቺ እና የሞት ምዝገባን በሀገር ደረጃ የማስተባበር እና የማከናወን ዋና ተቋም ነው።

እግርስ እግርጓስ በኢትዮጵያ ውስጥ ትልቁ ተወዳች ስፖርት ነው ሊጎች የኢትዮጵያ ፕሪሜልግ ዋነኛው የሀገር ውስጥ ውድድር ነው ታዋቂ ክልቦች ንስና ቅዱስ ኪወርጊስ ኢትዮጵያ ቡና ደደሪት እና ወዘተ ናቸው

በኢትዮጵያ ውስጥ ካሉት ዋና ተቋማት አንዱ የሆነው የግል ዩኒቨርስቲዎች እና ኮሌጆች ነው ይህ በመንግሥት ፈቃድ አግኝታው በተወሰኑ ዘርፎች ወይም በተላይ ንግድ ና ቴክኖሎጂ የከፍተኛ ትምህርት የሚሰጡ ተቋማት ናቸው

አስፈላጊ የማንነት ማረጋገጫ ሰነዶች የማንነት ማረጋገጫ እና የአድራሻ ማረጋገጫ ማቅረብ ያስፈልጋል። ከዚህ በታች ተቀባይነት ካገኙ ሰነዶች መካከል ዋነው ናችቀርባል እነዚህም የማንነት ሰነዶች የቀበሌ የመታወቂያ ፣ፓስፖርት የመንጃ ፍቃድ የትውልድ ምስክር ወረቀት ና ሌሎች ናቸው።